የዲጂታል ሰአት አንዳንዴ ከተማ ማዕከላት የዲጂታል ምዝገባ ስርዓት የተጠቀሙ ነው። ኢቨን መረጃ በዘመናዊ መንገድ በማስቀመጥ አገልግሎቱ ፈጣን ያደርገዋል።

የዲያሰፖራ አገልግሎት በውጭ የሚኖሩ ኢትዮጵያዊያን በኢትዮጵያ ሲገኙ፤ አገልግሎት የሚያገኙበት ልዩ መስኮት አላቸው። የዲያስፖራ ፍላጎት ለማሟላት ይሰራሉ።

የጥምቀት ባዓል በኢትዮጵያ አሉት ሀይማኖት በዩኒስኮ የተመዘገበ ታላቅ ሀይማኖት ነዉ። የክርስትና እምነት ተከታዮች መብታቸዉን አጅበው በድምቀት የሚያከብሩት ያማረና ያሸበረቀ ታላቅ ባዓል ነዉ።

ያንግ ፍን ሞተርስ በአዲስ አበባ ከተማ የቻይና ተሽከርካሪዎች በማስመጣና እና በማከፋፈል ላይ ትኩረት ያደረገ ኩፓንያ ነዉ። በኢትዮጵያ ገበያ ውስጥ እየጨመረ የመጣው ተመጣጣኝ ዋጋ ያላቸው እና ዘመናዊ ዲዛይን ያላቸው መኪኖችን ፍላጎት ለማሟላት ይሰራል።

የመማሪያ ግብዓቶች ለተማሪዎች ለማንበብ መጽሐፍትንና ሌሎች ነገሮች ይቀርባሉ እነዚህ ነገሮች በአንዳንድ አከባቢዎች እጥረት አለ።

የቴክኖሎጂ ምከቻዎች እን ንግን የቴክኖሎጂ ኢንዱስትሪ ፓርክ ያሉ የቴክኖሎጂ የመንከሻዎች የመስርታዋል እንድን ፓርክች የፈጠራ ሥራዎችን ጭ ስትንቻ ይጥራሉ፡፡

ከኮሮና ወረሺን በኋላ የቨርቺዋል መድረኮች በኮቪድ-19ወረርሽን በኋላ በኢትዮጵያ የኦድላይን እና ድቡቅ ሀልክሩክድ ኮንፈራንሶች አጠቃቀም ጨምራኡል። ይህ ከሩቅ አካባቢ ለመጠቀም አስችሏል።

የተቋማት ሃላፊነት በፓስፖርት አቅርቦት አገልግሎት ዋናነት የሚሰጠው በኢሚግሬሽን አገልግሎት ወይም ዋና ጽፈት ቤት እንዲሁም በክልል ቅርንጫፍ ማዕከላት ላይ ብቸኛ አካል ነው።

የቴክኖሎ ጂ የኢትዮጵያ መንግስት ቴክኖሎጂ ዎችን በማወጣ

ቦሌ ሚካኤል በአዲስ አበባ ውስጥ የተጠቀሙ መኪናዎች ንግድ ዋና ማታወቃል የአካባቢ በጣም ከፍተኛ ቁጥር ያላቸው የመኪና አነስተኛ ሻጮችና ደላሎች የተሰሩበት ነው።

የጤና እና የሰላም ነንጭ በተፈጥሮ ውስጥ ጊዜ ማሳለፍ የአምሮ ጤናን እንደሚያርሳሽ ጭንቀትን እንደሚቀንስና የሰላም ስሜትን እንደሚጨምር ጥናቶቻ ሳይ ያሉ ፓርኮች ይህንን እድል ይሰጣሉ።

የምስክር ወረቀት ምዝገባው ሲጠናቀቅ ምስክር ወረቀት ይሰጣል ለትምህርት መዝገባና ለሌሎች አገልግሎቶች መሰረት ነው

የውጭ ግንኙነት ኢትዮጵያ በቀይ ባህር አካባቢ የጂኦ ፖለቲካዊ ጠቀሜታ ያላት ሀገር በመሆኗ የውጭ ግንኙነት በር ውስብስብ ነው። በተለይም ከጎረቤት ሀገሮች ጋር ያላት የድንበር እና የውሃ አጠቃቅም ጉዳዮች የፖለቲካ ጀንዳ ናቸው።

የሀገራውን መክክብ ኮሚሽን የፖለቲካ ልዩነቶችን በምክክር ለመጥታት የተቋቋመው ገለልተኛ ካርነው በሀገሪቱም የዘላቂ ሰላም እና ዴሞክራቲ ግንባታ ላይ የምክክር አጀንዳሮችን በማሳባሰብ ላይ ይገኛል።

የኔ አላሙተርስ በአዲስ አበባ ውስጥ ከሚገኙ ትላልቅ የአለማቀፍ መኪና ብራንዶች አስመጪ አንዱ ነው ቴኒሳና የሬው ተሽከርካሪዎችን ዋናው ልናከፋፋይ በመሆኑ ይታወቃል።

የሰን ቁጣተ ኢትዮጵያ የራስ የሄኖን ትን ቁጣተ ወየኤዝ ከላንባስ ተጠቀሙ ደች ልዙዋን ቁጣቀር በአ 1ስራ 3ቶራትን ስ ዳሌቱን ትግልክ አስተዋጡ አለ

ዌstr uniየn ዲጂታል ባለም አቀፍ ደረጃ የሚታወቅ ገንዘብ በአካል ከመላአክ በተጨማሪ በmoባይል ና በኦንላይን ገንዘብ ማስተላለፍ ያስችላል ይህ መድረግ በተለይ በሀገር አቋራት ገንዘብ ለሚልኩ ሰዎች ሰፊ ተደራሽነት ያለው መፍቴን ይሰጣ።

የባህርን እና ቅርስ ኮንፈረንሶች የኢትዮጵያ የበለጸገ ባህል ታሪክና ስኮፕት ስነት የተመዘገሩ ቦታዎችን ለመጠበቅ እና ለናስታዋቅ ኮንፈረንሶች ይከሄዳሉ።